ግብርና የተለያዩ አይነት የግብርና አይነቶች አሉ የአርሶ አደር እና የአርብቶ አደር የሚባሉ እነዚህ አርብቶ አደር የሚባሉት እንስሳትን እያረባ ሚሸጥ ወይም ለራሱ የሚጠቀም ማለት ነው።

ስፖርት ማለት አብዛኛውን ሰው ጤናውን ለመጠበቅ እንዲሁም ኧ ያለውን ሰውነት ለማጎልበት የሚሰራው አይነት ስራ ነው ።እንዲሁም ሰውነታችን ዘና ለማድረግ የምንሰራው አይነት ስራ ነው ።ለምሳሌ ከስፖርት ውስጥ ሩጫ ሊሆን ይችላል እግር ኳስ፣ መረብ ኳስ እንዲሁም ባስኬት ኳስ ሊሆን ይችላል።